ታዋቂ መሪዎችና አባቶች ለምሳሌ አርቲስት አበበ ባልቻ፤ አበበ ባልቻ በድሮ ሰዋሰው ድራማ እንዲሁም በተለያዩ የመድረክ የስራዎች እና በተለያዩ የትወና እንዲሁም የፊልም ስራወቹ የምናቀው በጣም አንጋፋና ታዋቂ የኢትዮጵያ አርቲስት ነው።

ማስጌጥ ለምሳሌ የልደት ቤት ማስጌጥ፦ የልደት ቤትን በተለያዩ ንፋፊትና ማሳመሪያ ቀለማትን እቃዎችን በመጠቀም የማስጌጥ ስራ ነው ኬኮችንም በማዘዝና በመግዛት እንዲሁም የተለያዩ ነገሮች በመጠቀም ማስጌጥ ይቻላል።

እፅዋት ለምሳሌ ካባ፡- ካባ የተለያዩ አረንጓዴ ሰፋፊ ቅጠሎች ያሉት በቀላሉ ግንዱ በጣም ለስላሳ እንዳለው እና ቅጠሉ ደግሞ ለተለያየ አገልግሎት የሚውል የዕጽዋት አይነት ነው።

ፋሽን ለምሳሌ አለባበስ ፋሽን ያለባበስ ፋሽን ልብስን በተለያየ አይነት ቅርጽ በማሰራት እንዲሁም የተለያዩ አይነት የልብስ ቅርሶች እና ፋሽኖችን በመልበስ አለባበስ ስታይልን የመቀየር ሂደት ነው።

ትምህርት ለምሳሌ ህጻናት መቆያ የህጻናት ማቆያ የምንለው ህፃናቶች መጀመሪያ ትምህርት የሚገቡበትና ትምህርት እድሚያቸው ለመደበኛ ትምህርት እስኪደርስ ድረስ ትናንሽ ነገራቶችና የተለያዩ ነገሮች እየተማሩ የሚቆዩባቸው ትምህርት ቤት አይነት ናቸው።

ፀጉር ለምሳሌ ሹርባ ሹርባ ሴቶች የሚሰሩት የፀጉር አሰራር አይነት ሲሆን በአብዛኛው በገጠር አካባቢዎች የሚሠሩት የፀጉር አሰራር አይነት ነው። ሴቶች የፀጉራቸውን እንደገመድ በመፍተል ወደ ኋላ የሚሠሩት የፀጉር አሰራር አይነት ነው።

መጓጓያ እና ተሽከርካሪዎች ለምሳሌ ፦ባጃጅ ፦ ባጃጅ ባለ ሶስት እግር ተሽከርካሪ መኪና ስትሆን በውስጧ ትንሽ ሰዎችን የምትይዝ እና ከላይ ደግሞ ቀለሟ በተለይ በኢትዮጵያ በሰማያዊ ቀለም የሚቀባ የመጓጓዣ አይነት ነው ።

አትክልት እና ፊራፊረዎች ፓፓያ ፓፓያ የሚኒለው በጣም ታፋጭ እና በዉስጡ አረንጓደ ቀለም ያለው ለጁስ መሲሪያነት የሚያገለግል እንዲሁም ከገበያ በመግዛት ዝም ብሎ ለመመገብ የሚያገለግል እነ ለጤና በጣም ተስማሜ የሆነ የአትክልት አይነት ነው

ኤሌክትሮኒክስ ለምሳሌ ሬዲዮ ሬድዮ ምንም ዓይነት ምስል ሳናይ በመስማት ብቻ መረጃን የምናገኝባቸው የኤሌክትሮኒክስ እቃዎች ሲሆኑ በተለያየ መጠን እና ቅርጽ ልናገኛቸው እንችላለን።

ታዋቂ መሪዎች እና አባቶች ለምሳሌ አትሌት ጥሩነሽ ዲባባ አትሌት ጥሩነሽ ዲባባ በተለያዩ የሩጫ መድረኮች በጣም የምናቃት ኢትዮጵያዊ ስትሆን በጣም በኢትዮጵያ ዘንድ የተወዳጅነት ያላት በጣም ለሀገሯ ባንድራ በተለያዩ የዓለም ክፍሎች ከፍ አርጋ ያውለበለበች ጀኛ አትሌት ናት።

ማህበራዊ ሚዲያ ቴሌግራም ቴሌግራም የተለያዩ ቻት የሚያደርጉበት የተጻጻፉበት እና እንዲሁም የተለያዩ ምስሎችን ቅጅዎችን የሚለዋወጡበት የማህበራዊ ድረገጾች በጣም መርካቶ ተጠቃሚዎች ያሉበት በርካታ መረጃዎች ይዘዋወሩበታል።

ባንዲራና መለያ የኢትዮጵያ ንግድ ባንክ ባንዲራ በሀምራዊ ቀለም የተሰራ እና የባንኩ አርማ ላይ ያለበት የሚያምር የባንድራ ዓይነት ነው በባንኩ መስሪያ ቤቶች ላይ ተሰቅሎ እናየዋለን።

የቤት እና የዱር እንስሳ ዉሻ:- ዉሻ የቤት እንስሳ ሲሆን በአብዛኛዉ ሌሎች እንስሳቶችን ለማደን እና እንዲሁም ደግሞ ሌሎች ንብረቶችን ለመጠበቅ ሰዎች የሚገለገሉበት የእንስሳት አይነት ሲሆን ዉሻ በታማኝነቱ ይታወቃል።

የሱፐርማርኬት ምርቶች ለዕምሳሌ በርበሬ በርበሬ አንዱ ባልትና ውጤት ሲሆን በሱፐር ማርኬት ውስጥ በፌስታል ታሽጎ ይሸጣል። እና በተለያዩ ቅመማቅመሞች ተሰርቶ ለሰዎች ሊሸጥ ይችላል።

መጽሐፍት መጽሄትና ጋዜጣዎች ለምሳሌ ሸባ ጋዜጣ ሸባ ጋዜጣ የተለያዩ የኢትዮጵያ የይወትና ፋሽኖች እንዲሁም አዳዲስ ወቅታዊ ዜናዎች ሲወጡ የሚዘገቡበት የዜና ምንጭ ሆኖ የሚያገለግል የጋዜጣ አይነት ነው።

መጠጦች ለምሳሌ፦ ኮካ ኮላ ኮካ ኮላ የምንለው ከለስላሳ መጠጦች አይነት ሲሆን ጥቁር ከለር ያለው ጣፋጭ በጣም በብዙ ሰዎች ዘንድ ተወዳጅ የሆነ የመጠጥ አይነት ነው

ትምህርት ለምሳሌ ሃይማኖት ትምህርት ሃይማኖት ትምህርት በሃይማኖት ተቋማቶች ውስጥ የሚሰጥ በሃይማኖት አባቶች የሚደረግ ምክር ወይም ደግሞ ግሳጼ ሊሆን ይችላል። እንዲሁም ደግሞ የሃይማኖትን አስተምሮት የማስተማር ሂደት ነው።

መፅሄት መፅሐፍት እና ጋዜጣ አዲስ ዘመን ጋዜጣ አዲስ ዘመን ጋዜጣ በጣም ቆየት ካሉ የመረጃ ምንጮች ዉስይ አንዱ ሲሆን መርካታ ሰዎች የተለያዩ የስራ ማስታወቂያዎን እንዲሁም ፖለቲካዊ እና ማህበራዊ ዜናዎችን ለማንበብ ይጠቀምበታል::

ጌጣጌጥ የአንገት ሀብል በተለይ በጣም በርካታ ሴቶች እንደ ውበት መጠበቅነት የሚጠቀሙት እና ከተለያዩ ነገሮች የተሠራ ለምሳሌ ክብር ከነሃስና ከወርቅ ሊሰራ ይችላል አንገት ላይ በግብ ቅርጽ ተሰርቶ ይንጠላጠላል።

ዜና: ወቅታዊና አንገብጋቢ ጉዳዮችን ለህዝብ በፍጥነትና በትክክለኛነት የሚያደርስ ወሳኝ የመረጃ ምንጭ ሲሆን፣ ስለ ዓለማችን ያለንን ግንዛቤ ያሰፋል።

የቤትና የዱር እንስሳት ለምሳሌ፦ ፍያል፤ ፍየል የቤት እንሣ ስትሆን እንድሁም ታርዳ ለምግብነት የሚሆን እንድሁም ደግሞ በጣም የሚያምርና ቀንድ ያለው አራት እግር ያለው እንስሳ ነው። ከቤት እንስሳት በተጨማሪ ለውበትና ለመዝናኛነት ያገለግላሉ።

ዓለም አቀፍ ንግድ በሀገራት መካከል የሸቀጦችና የአገልግሎቶች ልውውጥን የሚያካትት ሲሆን የኢኮኖሚ ትስስርን ያጠናክራል።

የገበያ ጥናት የሸማቾችን ምርጫና አዝማሚያ በመተንተን ለንግድ ስትራቴጂዎች ጠቃሚ መረጃ ይሰጣል

የሱፐርማርኬት ምርቶች ለምሳሌ የለውዝ ቅቤ የለውዝ ቅቤ በስፐር ማርኬቶች ውስጥ በተለያዩ ፕላስቲኮች ታሽጎና በተለያዩ መጠኖች ቀርቦ ሊገኝ ይችላል የተለያዩ አይነት የለውዝ ምርት አይነቶች በስፐርማርኬት ውስጥ እናገኛቸዋለን ::

ባሕላዊ ሕክምና : ከተለያዩ ባህሎችና ትውልዶች ሲወራረድ የመጣ፣ በተፈጥሮ ከሚገኙ ነገሮች እንደ ዕፅዋት፣ የእንስሳት ተዋጽኦ፣ ማዕድናት እና ከተለያዩ የአካላዊ ወይም መንፈሳዊ ልማዶች የሚጠቀም የሕመም መከላከል፣ መመርመሪያና ማከሚያ ዘዴ።

ንግድና ግብይት ሱቅ በደረቴ ፡-ሱቅ በደረቴ ተብሎ የሚጠራው ሰዎች በደረታቸው ላይ ወይም ደሞ በትንሽዬ ዕቃ እቃዎችን የሚሸጡ የተለያዩ አነስተኛ ዋጋ ያላቸው ዕቃዎችን በመያዝ በመንገዶች ላይ በመዘዋወር ለሰዎች የሚሸጡ የግብይት አይነት ነው።

ዜና ። ወቅታዊ ዜና ፡ ወቅታዊ ዜና የምንለው አዳዲስ የሆኑ ነገራቶች ሲፈጠሩ እና እንዛን አዳዲስ ነገራቶች ለማኅበረሰቡ ለማድረስ ሲባል የሚዘገብ በጣም አስቸኳይ የሆነ የዜና አይነት ነው ።

መዋቢያዎችና የውበት መጠበቂያ ሊፕስቲክ ሊፕስቲክ የሚባለው ሴቶች ከንፈራቸውን የሚቀቡት የውበት መጠበቂያ አይነት ሲሆን በተለያየ ቀለም ይዘጋጃል ሴቶች ከቤት ሲወጡ በአብዛኛው ጊዜ እሱን ተቀብተው እንደ ውበት መጠበቅያነት ሊገለግሉበት ይችላሉ።

ማበረሰብና ቤተሰብ ለምሳሌ፦ የአዲስ አበባ ማህበረሰብ፤ የአዲስ አበባ ማህበረሰብ በአዲስ አበባ ከተማ የሚኖርና የከተማ አኗኗር ዘይቤ ያለው የተለያዩ ባህሎችና ትውፊቶች ያሉት በመከባበር እና በመቻቻል የሚለው የማህበረሰብ ክፍል ነው።

ኤሌክትሮኒክስ የእጅ ሰዓት ሳአትን ለመቆጣጠር ወይም ሰዓትን ለማየት ከምንጠቀምባቸው ነገሮች አንዱ ሲሆን በርካታ ወንዶች እና ሴቶች ለዉበት መጠበቂነት እንደ ጌጥ ሊለብሱት ይችላል ለምሳሌ ከብረትና ከጎማ ነገሮች ሊሰራ ይችላል፡፡

ማዝናኛና መናፈሻ በሃይቀ ዳር መካከል የሚገኘው መዝናኛ ክፍት የተለያዩ መቀመጫ ቦታዎች፣ ዛፎች እና መዝናኛ አረንጓዴ ቦታዎች በጣም በርካታ ሰዎችም ለመዝናናት እዛ ቦታ ይሄዳሉ፡፡

የሱፐር ማርኬት ምርቶች ለምሳሌ አፕል ጁስ፤ የአፕል ጁስ ከአፕል ፍሬ ተፈጭቶ ወይም ተጨምቆ የሚሰራ ሲሆን በፕላስቲክ እና በተለያዩ ማሸጊያዎች ታሽጎ ፍሬሽ እንደሆነ ተሰቅሎ ልናገኝው እንችላለን።

ኤለክትሮኒክስ ለምሳሌ ቴሌቭዥን ዋና የመረጃ ምንጭ ሲሆን አንዱ የኤለክትሮኒክስ ውጤት ነው በቴሌቭዥን በርካታ ምስሎችን እና መረጃዎችን ማየት እንችላለን ቴሌቭዥን በቤት ውስጥ የሚቀመጥ የኤለክትሮኒክስ አይነት ነው

ፖለቲካ ለምሳሌ የምርጫ ቅስቀሳ የምንለው ሰዎች ለመመረጥ ሲፈልጉና የምርጫ ወቅቶች ሲደርሱ የእነሱን መለያ በመያዝ እና ለህብረተሰቡ የሚያቀርቡትን አገልግሎት በመናገር ሰዎች እንዲመርጧቸው የሚያደርጉት ቅስቀሳ ነው።

ማሽኖች የጁስ መፍጫ ማሽን የጁስ መፍጫ ማሽን ፦የተለያዩ አትክልቶችን እና ፍራፍሬዎችን በማስገባት ጁስ የሚያወጣ የማሽን አይነት ሲሆን ከፍተኛ የኤሌክትሪክ ሃይል ይፈልጋል። በተለያዩ ቤቶች ውስጥ እናገኘዋለን።

መሠረተ ልማት የሕንፃ ግንባታ የሕንፃ ግንባታ ለተለያዩ አገልግሎቶች ሊውል ይችላል ለቢሮ እንዲሁም ደግሞ ለትምህርት ቤትና ለጤና ተቋማቶች ሲባል ይገነባል።

ፋሽን ለምሳሌ የመኪና ፋሽን፦ የመኪና ፋሽን እንደ ጊዜያቶቹ በተለያየ ቅርጽና የመኪና አይነትና መጠን የሚመጣ ሲሆን በጊዜያቶች ለውጥ መኪኖች እየተሻሻሉና አዲስ ሞዴል እየያዙ ሊመጡ ይችላሉ።

ምግብ ለምሳሌ ፍርፍር:- ፍርፍር ስልስ ይሰራና ከዚያ እንጀራዉ ተፈርፍሮ በአንድ ላይ በመቀላቀል የሚሰራ የምግብ አይነት ነዉ። በኢትዮጵያ በጣም ተወዳጅ የሆነ የምግብ አየነት ነዉ። በአብዛኛዉ በዳቦ ቁርስ ላይ ቀርቦ ሊበላ ይችላል።

የሱፐር ማርኬት ምርቶች ለምሳሌ አተር ፦ አተር ሱፐርማርኬት ውስጥ ታሽጎ በተለያዩ አላማዎች ይሸጣል ። እነዚህም ውስጥ አተር ተፈጭቶ በክክ መልክ ታሽጎ ልሸጥ ይችላል ። እንዲሁም ድፍኑ አተር ሊሸጥ ይችላል ።

መዝናኛ እና መናፈሻ ለምሳሌ ጣና ሀይቅ ዳርቻ ጣና ሀይቅ ዳርቻ፦ በዙሪያው በጣም በርካታ ገዳማቶችና የመዝናኛ ቦታዎች፣ ሆቴሎች ፣ሬስቶራንቶች የያዘ ሲሆን በጣም አየሩ ነፋሻማ እና ደስ የሚል በመሆኑ በጣም ብዙ ቱሪስቶች ወደቦታው ይሄዳሉ።

ጫማዎች ለምሳሌ የቆዳ ጫማ የቆዳ ጫማ በተለያዩ የእንስሳት ቆዳ ተግፎ በፋብሪካዎች ተቀምሞ የሚሰራ የጫማ ዓይነት ነው ።ከሱፍ ካልሲ ጋር የሚሄድ በተለይ ትላልቅ ሰዎች አዘውትረው ይለብሱታል።

ስነ ህንፃና ግንባታ ለምሳሌ የቤቶች እደሳ የቤቶች ዕደሳ ቤቶች ሲያረጅ እና ቀለማቸው ሲለቅ እንዲሁም የተለያዩ ተፈጥሮአዊ አደጋ ሲደርስባቸው እነሱን ለማደስ የሚደረግ የስነ ህንፃ ግንባታ ስራ ነው።

ጫማዎች ለምሳሌ፦ ነጠላ ጫማ ነጠላ ጫማ የምንለው ለዘወትርና ወይም ደግሞ እግራችንን ስንታጠብ እና ቤት ውስጥ ልንለብሳቸው የምንችላቸው ከላይ ክፍት የሆኑ እና በተለያዩ ማቴሪያሎች ሊሰሩ የሚችሉ እንደ ጎማ ካሉ ነገሮች ሊሰሩ የሚችሉ ነገሮች ናቸዉ።

ዜና ለምሳሌ የእረፍት ዜና፦ የእረፍት ዜና ሰዎች እንዲሁም ትላልቅ ባለስልጣናቶችና፥ ታዋቂ ሰዎች ባለሀብቶች፥ ሲመጡ በዜና የሚዘግብ የዜና አይነት ነው። የእረፍት ዜና ሰዎች ሲሞቱ ብቻ የሚነገር የዜና አይነት ነው።

መጓጓዣና ተሽከርካሪዎች ሞተር ሳይክል:- ሞተር ሳይክል የምንለዉ ከሳይክል ከፍ ያለ እና ከባጃጅ አነስ ያለ ሁለት ጎማ ያለዉ ሁለት ሰዎችን መያዝ የሚችል የተሽከርካሪ አይነት ሲሆን በሞተር ናፍጣ እና ዘይት የሚንቀሳቀስ የተሽከርካሪ አይነት ነዉ።

የማህበራዊ ሚዲያ ዋትሳፕ ለምሳሌ ዋትሳፕ የምንለው በቻት ወይም ደሞ በጽሁፍ የተለያዩ ሰዎች ጋር መረጃ መለዋወጥ የምንችልበት የማህበራዊ ሚዲያ አይነት ሲሆን በርካታ ሰዎች በድምፅና በጽሁፍ መረጃ ለመለወጥ ይጠቀሙበታል በርካታ ተጠቃሚዎችም አሉት።

ህግ አስከባሪ ለምሳሌ የመስራቤት ጥበቃዎች እነዚህ የጥበቃ ሰራተኞች በተለይ የመስሪያ ቤቱን ደህንነት የሚጠብቁ እንዲሁም ወደ መስርያ ቤቱ ሰዎች ሲገቡና ሲወጡ የፍተሻ አገልግሎት የሚሰጡ ሰራተኞች ናቸው።

ፋሽን ለምሳሌ የፀጉር አቆራረጥ ፋሽን የፀጉር አቆራረጥ ፋሽን የምንለው አንድን የእግር ኳስ ተጫዋች ወይም ደግሞ ታዋቂ ሰው ያቆራረጥ ስታይል በመከተል ሰዎች ሲቆረጡ እና ያልተለመደ ወይም ከወትሮው የተለየ ያቆራረጥ ስታይል ሲስተካከሉ ያቆራረጥ ፋሽናቸውን ቀየሩ ይባላል።

ተፈጥሮ እና አካባቢ ለምሳሌ የሰሜን ተራሮች ብሄራዊ ፓርክ፤ በዚህ ብሄራዊ ፓርክ ውስጥ የተለያዩ ብርቅዬ እንሰሳት እንዲሁም ደሞ በኢትዮጵያ ብቻ የሚገኙ እንስሳቶች እንደ ቀይ ቀበሮ እና ሌሎች መሰል እንሰሳቶችን ምናገኝ ሲሆን በተለይ በፓርኩ በርካታ ቱሪስቶች ለመጎብኘት ወደ ስፍራው ይሄዳሉ።

ሙዚቃ ለምሳሌ ቀረርቶ ቀረርቶ የምንለው በመድረክ ላይ ወንድ ልጅ አገረዶች በመፎከርና የፉከራ ግጥሞችን በመሸምደድ እየተንቀሳቀሱና የተለያዩ ባህላዊ አልባሳቶችን በመልበስ ለሰዎች ትርኢት የሚያሳዩበት የሙዚቃ ሂደት ነው።

ማህበረሰብ እና ቤተሰብ ለምሳሌ የጉራጌ ማህበረሰብ:- የጉራጌ ማህበረሰብ በክትፎ እንዲሁም በጎመን ክትፎ በተለያዩ ምግቦች እንደ ቆጮ ባሉ ምግቦች በባህሉ የሚታወቅ የማህበረሰብ ክፍል ሲሆን በደስታና በፍቅር የሚታወቅ የማህበረሰብ በኢትዮጵያ በደቡብ ክልል የሚገኝ የማህበረሰብ ክፍል ነዉ።

ታሪክና መልካምድር ለምሳሌ የፋሲል ግንብ በጎንደር ከተማ የሚገኝ በጣም ታሪካዊ እና ጥንታዊ የሆነ የሕንፃ አሰራር ያለበት ታሪካዊ ቦታ ነዉ። በርካታ ቱሪስቶች ለመጎብኘት በየዓመቱ ወደ ዚያ ስፍራ ይሄዳሉ።

ሃይማኖት ለምሳሌ ጀለቢያ የእስልምና ሃይማኖት ተከታዮች የሚለበት እንደ ቀሚስ አይነት ልብስ ሲሆን በተለይ በበዓላት ጊዜና ወደ ሃይማኖት ተቋማት ሲመጡ የሚለብሱን የልብስ አይነት ነው በተለያዩ ቀለማትና ቅርጽ ሊሰራ ይችላል።

አትክልትና ፍራፍሬዎች ለምሳሌ ፓፓያ፦ ፓፓያ በጣም ተወዳጅ ሆነ የፍራፍሬ አይነት ሲሆን ለጁስ መስሪያነት ያገለግላል እንዲሁም ከገበያ በመግዛት ለምግብነት የሚውል ውስጡ ቢጫ የሆነና ከላይ አረንጓዴ ቀለም ያለው የፍራፍሬ አይነት ነው።

የሱፐርማርኬት ምርቶች የታሸጉ የባልትና ዉጤቶች ለምሳሌ እንደ በርበሬ ሽሮ እና የመሳሰሉ የባልትና ዉጤቶች በሱፐርማርኬት ዉስጥ ሊሸጡ ይችላሉ። ለተለያዩ ምግቦች መስሪያነት ስለሚያገለግሉ በርካታ ሰዎች ይገዟቸዋል።

ታዋቂ መሪዎችና አባቶች ለምሳሌ መንግስቱ ኃይለማርያም፤ መንግቱ ሀይለማርያም የኢትዮጵያ ጠቅላይ ሚኒስቴር የነበሩ እና በደርግ ዘመን የነበሩ መሪ ነበሩ በጣም በአመራር ሂደታቸው በጣም ቁርጠኛና ኮስታራ እንደነበሩ ይነገራል።

ፖለቲካ ሀገራዊ ስብሰባ፦ ሀገራዊ ስብሰባ የምንለው በተለያዩ ምክር ቤቶች ወይም ደግሞ አዳራሽ ውስጥ የተለያዩ ባለስልጣናት እና የሀገር መሪዎች ተሰብስበው በወቅታዊ ሁኔታዎች ላይ የሚመክሩባቸው እንዲሁም ደግሞ የሀገሪቱን ጉዳይ በሚመለከት የሚሰበሰቡባቸው የፖለቲካ ስብሰባ መድረኮች ናቸው።

ጫማዎች ለምሳሌ ነጠላ ጫማ ነጠላ ጫማ የምንለው ከላይ ክፍት ሁኖ ለእግር እንዳይወልቅ ብቻ ማስያዣ ጎማ ወይም ደግሞ ሌላ ጨርቅ ነገር ያለበት ሲሆን እንደ ሸበጥ ክፍት ነው ከታች ሶል አለው

እፅዋት ለምሳሌ የማንጎ ዛፍ:- የማንጎ ዛፍ በጣም ረዥም እና በርካታ ቅርንጫፎች እና ቅጠሎች ያሉት የዛፍ አይነት ሲሆን የማንጎን ፍሬን በርካታ የሆኑ የማንጎ ፍሬዎችን ይይዛል።

መሰረታዊ አገልግሎት የህዝብ መጸዳጃ ቤት፦ የህዝብ መጸዳጃ ቤቶች በየከተማው እና በየአስፋልት ዳር ሊሰሩ የሚችሉ የከተማውን ውበት እና ንጽህና ለመጠበቅ ሲባል መንግስት የሚሰራቸው የመጸዳጃ ቤት ዓይነቶች ናቸው።

መሰረተ ልማት የጤና ተቋማቶች ግንባታ ጤና ተቋማቶች በብሎኬትና በመሳሰሉ ነገሮች ሊገነቡ ይችላሉ። ይህንን የሚያደርጉ መንግስት ነው። መንግስት ለማህበረሰቡ ለማሟላት የጤና ችግር ለመቅረብ ሲል እነዚህን ቤቶች ሊገነባይ ይችላል።

ማስታወቂያ የኢትዮቴሌኮም ማስታወቂያ የኢትዮቴሌኮም ማስታወቂያ ማህበራዊ ሚድያውና እንዲሁም በየቴሌቪዥን ሚዲያዎች በጣም የተለመደ የማስታወቂያ አይነት ሲሆን አብዛኛውን ጊዜ በማስታወቂያው ላይ አረንጋዴ ሰሌዳ ያለበት የተለያዩ ምስሎች አሉበት ማስታወቂያ ነው።

መጠጦች ለምሳሌ ኮካኮላ:- ኮካኮላ የለስላሳ መጠጥ አይነት ሲሆን በበርካታ ሰዎች ዘንድ ተወዳጅነት ያለዉ የአሰራር ሚስጢሩ የማይታወቅ የመጠጥ አይነት ሲሆን ዉስጡ የኮካዉ የመጠጡ ቀለም ጥቁር ሲሆን በጠርሙስ እና በሀይላድ ታሽጎ ይሸጣል።

ፋሽን ለምሳሌ የሱሪ ፋሽን ሱሪው ሲሰራል በመቦጨቅ ወይም በመቅደድ ከታች የተለያዩ ቁልፎችንና ሽምቋችን በማስገባት ማስታወቂያዎች ዘመናዊ እንዲሆንና ወቅቱን የጠበቀ ስራ እንዲሆን የማድረግ በዚህም ሰዎች ገዝተው እንዲጠቀሙት የማድረግ ሂደት ነው።

ስነህንጻ እና ግንባታ ለምሳሌ የቤተመጽሃፍት ግንባታ፤ የቤተመጽሃፍት ግንባታ ለንባብ ምቹ እንዲሆን እና የተለያዩ ደረጃዎች እና ፎቆች እንዲኖሩት ተደርጎ የሚሰራ የግንብ ቤት አይነት ሲሆን በተከያዩ ፎቆች እና መጠኖች እንዲሁም በተለያዩ ክፍሎች ተከፋፍሎ ሊሰራ ይችላል።

ጉዙ ቱሪዝም እና ስደት ቤት ወይም ደግሞ አካባቢን ቅየራ ይህም ሰዎች ቤታቸውን ወይም አካባቢያቸውን በተለያዩ ምክንያቶች ለመቀየር ሲፈልጉ እቃቸውን ያላቸውን እቃ እና ቤተሰባቸውን ይዘው ከቦታ ቦታ ሊንቀሳቀሱ ይችላሉ።

መሰረተ ልማት ዮኒቨርስቲዎች ዮኒቨርስቲዎች ትላልቅ የመንግስት ተቋማት ሲሆኑ በኢትዮጵያ በተለያዩ ክፍለ ከተሞች ሊገኙ ይችላሉ እና አብዛኞቹ ዮኒቨርስቲዎች የሚሰሩት በመንግሥት ነው በርካታ ተማሪዎችን በእየ አመቱ በመቀበል ያስተምራሉ።

መዋቢያዎች እና የውበት መጠበቂያ ፦ ሎሽን ፦ ሎሽን የምንለው ሰውነታችንን የምንቀበው ለሰውነት መለስለስ ብዙ ጊዜ የሚመከር የቅባት አይነት ወይም ደግሞ የውበት መጠበቂያ አይነት ነው ። በአብዛኛው ሴቶች ይቀቡታል ።

ዜና የማህበራዊ ዜና:-ማህበራዊ ዜና የምንለዉ የማህበረሰቡን ወግ፣ ልማድ እና ቱፊት እንዲሁም በዓላቶች እና ወጎችን ለዜና ለማቅረብ ወደ ማህበረሰቡ በመቅረብ በመሄድ የሚዘጋጅ የዜና አይነት ነዉ።

አርማ ለምሳሌ የሆቴል ቤት አርማዎች የሆቴሉን ከሌሎች ሆቴሌዎች የሚለዩበትን የሚገልፁና እና የተለያዩ የምግብ እና የመስተንግዶ አይነቶችን ሊገልፁ የሚችሉ ወይም ሊወክሉ የሚችሉ አርማዎችን የያዘ የአርማ አይነት ነዉ።

መጓጓዣ እና ተሽከርካሪዎች ፈረስ ፈረስ የባህላዊ የመጓጓዣ አይነት ሲሆን የተለያዩ እቃዎችን በመጫን ከቦታ ቦታ ሊያንቀሳቅሱበት ይችላሉ። ከዚህም በተጨማሪ በርካታ እቃዎችንም ጭኖ ለመንቀሳቀስ የሚያገለግል የመጓጓዣ አይነት ነው።

ፋሽን የልብስ አንዱ አይነት ሲሆን ፋሽን ለምሳሌ በጂንስ ላይ ጅንሱን በመቅደድ ወይም በመቦጨቅ ፋሽን የማውጣት ስራ ሊከናወን ይችላል።

ሙዚቃ ቅኝት፦ ቅኝት የምንለው ሙዚቃውን ግጥም በመድረክ ላይ በማንበብ እንዲሁም በዜማ በመቃኘት የሚደረግ የሙዚቃ ስልት ወይም የሙዚቃ አይነት ነው።

ቤትና መኖሪያ ቤት ጅብ አፍ ቤት የምንለው በክብ ቅርጽ የሚሠራ በተለይ በገጠራማ አካባቢዎች በጣም የተለመደና ከቆርቆሮ የሚሠራ እና ከእንጨት የሚሰራው የቤት አይነት ነው።

ማስጌጥ ማስጌጥ ለምሳሌ የስጦታ እቃን ማስጌጥ የስጦታ እቃን ወይም ደግሞ የስጦታ እቃ ማሸጊያን በተለያዩ እቃዎች በተለያዩ ፕላስቲኮች በተለያዩ ቀለሞች በማስጌጥ ውብ እና የሚያምር አድርጎ የመስጠት ሒደት ነው።

ጫማዎች ለምሳሌ ቆዳ ጫማ፦ ቆዳ ጫማ የተለያዩ ሌዘር እና ቆዳ የእንስሳት ቆዳዎች የሚሰራ በተለያየ ቀለማት እና ቅርፅ ሊሰራ የሚችል ከሱፍ ጋ የሚሔድ በመሆኑ ደግሞ ትላልቅ ሰዎች አዘወትረው የሚለብሱት የጫማ አይነት ነው።

መሰረተ ልማት ለምሳሌ የኮሪደር ስራ የተለያዩ መንገዶችንና የከተማ መሰረተ ልማቶችን ለማስፋብ ሲባል የሚሠራ የመሰረት የመሰረተ ልማት አይነት ነው የተለያዩ አረንጓቶች እዋቶችን በመትከል የሚሰራ የስራ መስክ ነው።

ተፈጥሮ እና አካባቢ ለምሳሌ መናፈሻ መናፈሻ የምንለው በጣም ጥሩ አየር ያለበት እና በርካታ ዛፎች ያሉበት አረጓዴማ እና ነፋሻማ ስፍራ ሲሆን በተለይ የሐይቅ ዳርቻዎች እንዲሁም የተለያዩ ሪዞርቶች እና መዝናኛዎች አካባቢ መናፈሻዎች ይኖራሉ።

ቤት እና መኖሪያ ቤት ለምሳሌ ዶርም፤ ዶርም ለተማሪዎች የሚዘጋጅ እንዲሁም ለተለያዩ ተቋማቶች ውስጥ እንደ መኖሪያ ወይም እንደማረፊያ ክፍል ሆኖ የሚያገለግል የቤት አይነት ሲሆን በተለያዩ ክፍሎች ተከፋፍሎ ይሰራል።

ማስታወቂያ ለምሳሌ የማማ ወተት ማስታወቂያ የማማ ወተት ማስታወቂያ የሚያስተዋውቁ ሰዎች በተለያዩ ማህበራዊ ሚዲያዎች በመቅረብ፣ በቴሌቪዥን መስኮት በመቅረብ ወተቱን በመጠጣት እና ለልጆች እንዲሁም አዋቂዎች የሚሰጠውን ጥቅም በመናገር ከሌሎች ለየት አድርገው የሚያስተዋውቁበት የማስታወቂያ ሂደት ነው።

ንግድና ግብይት ሱቅ ትናንሽ ቀለል ያሉ በተለይ የምግብ እቃዎች የሚገኙበት በተለያዩ ዋጋ ኮንቲነሮች ውስጥ የሚከፈት የንግድና ግብይት አይነት ሲሆን አንድ ሰው ደግሞ ይከፍተውና የተለያዩ ሰዎች እዛ ከሱ ሄደው የገዛሉ።

ተፈጥሮና አካባቢ ለምሳሌ ዋሻ ዋሻ የምንለው በተፈጥሮ ከተራራ ስር ላይ እንደቤት ጎድጓዳ የሆነ ስፍራ ሲሆን ለጉብኝትና ለቱሪስቶች ቱሪስቶች የሚጎበኙት ቦታ ነው። ለምሳሌ ሶፍ ኡመር ዋሻ።

ትምህርት ለምሳሌ የጎልማሶች ትምህርት፦ የጎልማሶች ትምህርት የምንለው ትላልቅ ሰዎች ትምህርት ሳይማሩ ሲቀሩ ታደጉ በኋላ ወይም ደግሞ ትልቅ ከሆኑ በኋላ ቢያንስ መሠረታዊ የሆኑ ትምህርት አይነቶችን እንዲያውቁ ሲባል የሚደረግ የትምህርት ቤት የትምህርት አይነት ነው።

ማስጌጥ ለምሳሌ ቤቶችን ማስጌጥ ይህም የተለያየ ይህም የተለያዩ ቀለማቶችን በመቀባትና ቤቶችን በመወልወል የተለያዩ እቃዎችን ቤቶች ውስጥ በማስገባት ማስጌጥ ይቻላል።

ምግብ ገንፎ ገንፎ እናቶች ሲወልዱና እንድሁም በበአላት ጊዜያቶች የሚዘጋጅ የምግብ አይነት ሲሆን ከነጭ ዱቄት ተሰርቶ ለምግብነት ሊያገለግል ይችላል።

መሰረታዊ የአገልግሎት የህዝብሻወር ቤቶች ይህን በክፍያ ወይም ያለ ክፍያ ሊጠቀሙባቸው የሚችላቸው የተለያዩ ሻወር መውሰጃ ቤቶች ናቸው በተለያዩ ከተማዎች እና እንዲሁም በተለያዩ አካባቢዎች ልናገኛቸው እንችላለን።

ጌጣጌጥ የእጅ አምባር ሴቶች በብዛት የሚለብሱት የተለያዩ ማቴርያል ሊሰራ የሚችል ለምሳሌ ከወርቅ ከብር ሊሰራ የሚችል የጌጣጌጥ አይነት ነው።

ህግ አስከባሪ ለምሳሌ የትራፊክ ፖሊስ የትራፊክ ፖሊስ የምንለው በመንገዶች ላይ እየቆሙ የትራፊክ ጥሰት ሲከሰት እየቀጡ እንዲሁም ደሞ የትራፊክ ሁኔታውን ፍሰቱን እያስተካከሉ ህግ የሚያሰከብሩ የህግ አካላቶች ናቸው።

ባንድራና መለያ የትግራይ ክልል ባንዲራ፦ የትግራይ ክልል ባንዴራ ከአማራ ክልል ባንዲራ ጋር የተወሰነ የመመሳሰል አይነት ያለው ሲሆን የትግራይ ክልል ባንዲራ ቀይና ከታች እና ከላይ ሁለት ቢጫ ቀለም ያለው ነው።

መጽሐፍ መጽሄትና ጋዜጣዎች አጭር ልቦለድ አጭር ልቦለድ የምንለው በአንድ እና በጣም ውስን በሆኑገፀ ባህሪያቶች በመጠቀም አንድ በሆነ ታዋቂ በሆነ ታሪክ ላይ ተመስርቶ ደግሞ በገሃዱ አለም በሌለ ታሪክ ላይ ተመርቶ የሚጻፍ የልቦለድ አይነት ነው ።

አትክልት እና ፍራ ፍሬዎች ብርተኳን ብርቱኳን ከላይ ቢጫ ቀለም ያለው ሲሆን ፍሬው ውስጡ በጣም ጣፋጭ እና በርካታ ፍሬዎች የተሞሉበት የፍራፍሬ አይነት ነው። ብርቱኳን የሚበቅለው በረሀማ አካባቢዎች ላይ ሲሆን ትልቅ ዛፍ እና በተለያየ አትክልት መደበር ውስጥ ሲሸጥ እናገኘዋለን።

ተፈጥሮ እና አካባቢ ባህር ።ባህር ስብስብ እና ጥርቅም ሲሆን በሰፊ ቦታ በብዛት ውሃ ያለበት የመሬት ክፍል ባህር ተብሎ ይጠራል። ባህር ውስጥ ሰዎች ይዋኛሉ እንዲሁም ሌሎች እንቅስቃሴዎችን ያደርጋሉ።